የቤት እንስሳት ሰው ለማዳ ናቸው ።የዱር እንስሳት ግን ለማዳ አይደሉም። ሊጣሉ ይችላሉ። ከዱር እንስሳቶች መካከል ዝንጀሮ ፣ጅብ፣ አንበሳ እና የመሳሰሉት ናቸው ።ከቤት እንስሳት መካከል ደግሞ ዉሻ፣ ድመትና የመሳሰሉት ናቸው ።

ዜና ስንል እንግዲህ ስለ አንድ ነገር የሚናገር ሲሆን ለምሳሌ የነገስታትን ዜና ሊነገር ይችላል። ያ ማለት በህይወት ዘመናቸዉ የሰሯቸዉ ታላላቅ ስራዎች የተገበሯቸዉ ድሎች በዜና መልክ ይነገራል ማለት ነዉ።

ከታዋቂ መሪዎች መካከል አፄ ሚኒልክን ብንጠቅስ በጣም የሚያስደንቁ የሀገር መሪያችን የነበሩ ናቸው። እና በነጮች ግዛት ውስጥ ሁነን እንዳንቀር ብዙ አስተዋጽኦ የከፈሉ፤ የአድዋን ድል የነሱ መሪያችን ናቸው።

እንግዲህ ቡና ቤቶች ወይም ምግብ ቤቶች ሰው ለመዝናኛነት ለመናፈስ ቡና ሊጠጣ የተለያዩ መናፈሻዎች ላይ ሊወጣ ይችላል። ወይም ደግሞ ምግብ ቤት እንደዚሁ ለመመገብ ሊሔድ ይችላል ማለት ነው።

በዓለም ዙሪያ የተለያዩ ሃይማኖቶች ያሉ ሲሆን እያንዳንዳቸው የራሳቸው የሆነ ትምህርትና ባህል አላቸው።

እንግዲ መሰረታዊ አገልግሎቶችን በጥሩ ሁኔታ ሲያገኝ በጣም ይደሰታል ፣ደስ ይለዋል። እነዚህን አገልግሎቶች በፈለገው ሰዓት ሲያገኝ አገልጋዮቹን እያመሰገነ በጣም ይደሰታል።

ከመጻሕፍት መካከል መጽሐፍ ቅዱስን መውሰድ እንችላለን። በውስጡ የተለያዩ ክፍሎች አሉት። ሰማንያ አንድ የመጽሐፍ ክፍል ይይዛል። ይኸውም አርባ ስድስት የብሉይ መጻሕፍት ናቸው። ሰላሳ አምስቱ ደግሞ የሐድስ ኪዳን መጻሕፍት ናቸው ማለት ነው።

ከመዋቢያወች መካከል ለምሳሌ ሻምፖን መዉሰድ እንችላለን። ሻምፖ ለመታጠቢያነት ፀጉርን ለመታጠብ እና የፀጉርን ንፅህና ለመጠበቅ የሚጠቅም የመዋቢያ እቃ አይነት ነዉ። እሱን እንደምሳሌ መዉሰድ እንችላለን።

ከፍራፍሬዎች ውስጥ ሎሚን ብንወስድ ጣዕሙ በጣም ስለሚቆመጥጥ፤ ጨው ጨው ስለሚል በጣም ሚያስጠላ ጣዕም አለው።

እንግዲህ ከቱሪዝም አይነቶች ሌላኛው ደግሞ ታላላቅ ጦርነቶች የተካሄደባቸው መጎብኘት አንዱ የቱሪዝም አይነት ነው እንግዲህ ከነዚህ መካከል መቅደላ አንባን ብንወስድ ዐፄ ቴዎድሮስ እራሱ ራሳቸውን የሰዉበት ቦታ አንዱ ቱሪዝም መሆኑን ይችላል ማለት ነው።

ባንድራ የሀገራችን ባንድራ ብንወስድ አሁን በቃ የቀለሙ አሰያየም በጣም ነው የሚደንቀው እያንዳንዱ ቀለሞች ያላቸው ትርጉም በጣም ይደንቀኛል። ቀዩ የጀግኖች አባቶቻችንን ደም ቢጫው ተስፋና ብሩህነትን አረንጓዴው ልምላሜን ይገልጻል።

እንግዲህ ከመናፈሻ ቤቶች መካከል ቡና ቤቶችን መውሰድ እንችላለን ቀለል ያሉ፥ ሰዎች ሲደብረው ለመዝናናት ወጥቶ ቡና ለመጠጣት፥ አየር ለመቀበል፥ ድብርትን የሚያስለቅቅበት መዝናኛ አንዱ ቡና ቤት ነው።

ማሽን ማለት እንግዲህ ለተለያዩ አገልግሎት የምናውላቸው እቃዎች ሲሆኑ እነዚህን ማሽኖች ሞተር ኃይልን ልንጠቀም እንችላለን የኤሌክትሪካል ኃይልን ልንጠቀም እንችላለን። እንዲሁ ከተለመደ ማሽኖች የልብስ ማጠቢያ ሊሆን ይችላል። ጄኔሬተር በራሱ ማሽን ነው።

ከመኖሪያ ቤቶች መካከል አንዱ የግቢ ቤት ነው። የግቢ ቤት እንግዲህ አንድ ሰው ሙሉ ሊከራ ይችላል ግቢውን በሙሉ ግቢ ውስጥም ይኖራል። ራሱን የቻለ የግቢ ቤት እንለዋለን ማለት ነው።

ማስታወቂያ እንግዲህ የተለያዩ አይነት ነገሮችን ለማሳወቅ ስንፈልግ በተለያዩ ሁኔታ ሶሻል ሚዲያ ና ማህበራዊ ሚዲያ ሊሆን ይችላል እንዲሁም በተለያየ ቦርድ ላይ ለጥፋን ሊሆን ይችላል የተለያዩ ቦታ ለማሳወቅ የምንለጥፈው ነገር ማስታወቂያ እንለዋለን ለምሳሌ የስራ ማስታወቂያ ሊሆን ይችላል ::

ከፋሽን መካከል ጫማ ፋሽንን መዉሰድ እንችላለን። ጫማዎችን በተለያየ በተለያየ ዲዛን እና ቀራፂ ያን ዲዛይ ከተቀረፀ በኋላ በተቀረፀዉ ዲዛይን ልክ ጫማዉን መስራት ማለት ነዉ። እንግዲህ በእጅ ሊሰራ ይችላል ዲዛይኑ ደግሞ በፋብሪካዎች ሊሰራ ይችላል።

ፀጉር እንግዲህ በተለያየ መንገድ መግለጽ እንችላለን የሰው ልጅ የአንዱ ጸጉር ከአንዱ ፀጉር እራሱ ሊለይ ይችላል። የአንዳንዱ ከርዳዳ ፀጉር ይኖረዋል። ያንዳንዱ ለስላሳ ፀጉር ይኖረዋል። አንዳንዱ እንዴው በተፈጥሮ በጣም የሳሳ ፀጉር ይኖረዋል እና የተለያየ ነው እንደዬስጦታችን።

መኖሪያ ቤት ማለት ያው በቀላሉ ሰው የሚኖርበት ማለት ነው። ሰው እንግዲህ የተለያየ ቦታ ይኖራል የተለያየ ቦታ ይሰራል ከስራ በኋላ ያው ማታ ወደቤት መግባቱ አይቀርምና መኖሪያ ቤት ያስፈልጋል ማለት ነው።

ንግድ እንግዲህ ከትንንሽ ሱቆች ጀምሮ እስከ ታላላቅ በባህር ወደብ እስከሚነግዱት ድረስ ንግድ እንለዋለን። ደግሞ ከተለያየ ቦታ እቃዎችን በማመላለስ ለሽያጭ ማቅረብ ነው።

ታዋቂ አባቶች፦ ለምሳሌ በተለያዩ እምነት የተለያዩ አባቶች አሉ። እንዴው ለምሳሌ በክርስትና እምነት እንኳን ብንወስድ ታዋቂ አባት አሁን ቅዱስ ያሬድ የዜማው ፈጣሪ የሆነው በትግራይ ክልል ተወልዶ ያደገውን ቅዱስ ያሬድን መውሰድ እንችላለን።